ማሪዎት ኤክስኪውቲቨ አፓርትመንጽ ለረጅም ጊዜ ለሚቆዩ እንግዶች ተብሎ የተዘጋጀ ሲሆን ሙሉ ለሙሉ የተሟሉ አፓርትመንቶች ኩሽና እና የቤት ውስጥ አገልግሎትም አለው።

አልተወራሮች አቅራቢያ የሚገኝ ሲሆን ለታሪካዊ የድንጋይ አብያተ ክርስቲያናት ጉብኝት መነሻ ነው ጠላ ተፈጥሯዊ የሆነ ነገር ግን አቀማመጫ አለው

ቢፍከል ኮሶየ አኮሎጂ ሎጂ በኮሶዬ ኮረብታዎች ላይ ተቀምጦ የሰሜንን ተራሮችን እይታ የሚያቀርብ ሎጂ ነው። ለአካባቢ ጥበቃ ትኩረት የሚሰጥ ትልቅ ሎጂ ነው።